ንግድና ግዥ ንግድና ግዥ ከምንላቸው ውስጥ አንደኛው የልብስ ንግድ ሲሆን የልብስ ንግድ አዋጅ ከሚባሉ የንግድ ሥርዓቶች ውስጥ አንደኛው ሲሆን ይህም አምራች ፋብሪካ ባሉበች አካባቢ ከሚያወጡ የንግድስ ሥርዓቶች ውስጥ የሚመደግነው እና ይህን የልብስ ንግድ የሚሠራ ሰው እና በጣም ሀብታም ሚሆነ ሰው የሚያወት ሰው ካላይ ይናገሩ።

ጎመን ጎመን አንዱ የአትክልት አይነት ነው። ይህ አአትክልት ለምግብነት የሚውል አትክልት ነው። ከጎመን አይነቶች ምን ምን ታውቃላችሁ?

አልተዛወረች አልተዛወረችም ትልቅ የፍቅር ታሪክ ያለው በጣም የሚያስገርም ቶ መቶ የሚል ውጤትና የያዘችና አልተዘዋወረችም የሚል ሁፍ የያዘው የመጽሐፍ ሽፋን ነው የዚህ መጽሐፍ ፀሐፊ ማነው?

እስልምና ሀይማኖት እስልምና ሀይማኖት በነብዩ መሀመድ የተጀመረ ተከታዮቹ አላህ ፈጣሪ ብለው የሚያምኑ ሲሆን ነብዩ መሀመድ ከመካ ወደ መዲና ያደረገው ጉዞ ምን በመባል ይጠራል?

የሰው ነገር የሰው ነገር የምታስገርም እጽዋት የጽዋት ዘር ስቶሆን ይቼ እጽዋት ሰው ተጠግትው ስተነፍስበት እና በእጁ ሲነካት ቅጠሏይ የሚትሰበሰብ እንዲሁም ደግሞ ሲለቋት መልሶ ቅጠሏ የሚዘረጋያ እጽዋዕት ስትሆን የት አካባቢ ትገኛለች።

ባዮሎጂ ከስነ ህይወት የተፈጥሮ የትምህርት ዘርፎች አንዱ ሲሆን ይህም ህይወት ስላላቸው ነገሮች ብቻ የሚያጠና ፣ስለ እንስሳት ሰለ ስለ እፅዋት የሚያጠና ሲሆን በውስጡ ምን ምን የትምህርት ክፍሎች አሉት?

የቢዝነስ ወይም የኢኮኖሚ ዜና ይህ ዜና ስለተለያዩ ስለኢኮኖሚ ፣ስለንግድ ፣ስለወጪ የሚዘግብ ዜና ነው። የዚህ ዜና ጥቅም ምንድን ነው።

ምርጫ ምርጫ የተለያዩ የፖለቲካ ፓርቲዎች ለራሴ ወንድ ምርጫ በየሱሰ የሚካሄድ ነው ስርዓት ላይ ያተኮረችውን በጣም አሪፍ ፓርቲ ነው

የዶሮ ንግድ በኢትዮጵያ ከተለመዱ የንግድ ስርዓቶች የሚመደቡ የዶሮ ንግድ አብዛኛው ጊዜ አዋጅ ከሆኑባቸው የገበሬ የገበሬ መንደሮች ውስጥ ጥቂቶቹ እንደ ወሎ አካባቢ ያሉ መንደሮች ናቸው እርሶ ከዚህ በፊት የዶሮ ንግድ ያውቃሉ? አላዉቅም

ፋሽን ፋሽን አንደኛ አለባበስ ፋሽን የተለያዩ አለባሽ አለ እና በአሁኑ በቅርብ ጊዜ ወደ ኢትዮጵያ ወደ አፍሪካ ሀገራቶች ውስጥ የተለያየ ያለባበስ ፋሽን እየመጠ ይገኛል ተከትለው በጣም ፏ ያሉ ሰዎች አይተው ያውቃሉ።

እንስራ እንስራ ወይም ደግሞ ኩስኩስ ተብሎ የሚጠራው ከሸክላ የሚሰራ ዉሃ ለመቅዳት የሚጠቀሙበት የቤት ውስጥ እቃ ሲሆን ይህን የመስራት ሙያ ያያላቸው ሰዎች ምን ይባላሉ።

ጥበብናባህል ጥበብናባህል ከምንል ውስጥ አንደኘው የሀገር ባህል ሙዚቃ ሲሆን የሀገር ባሃል ሙዚቃ ከተለመዱ የባህል ሙዚቃዎች ውስጥ አንደኛው ሲሆን ይህም የአንድን ማሕበረሰብ ባህል እና ወግ የምናስተዋውቅበት ማስተወቂያ መንገዳችው ነው። ከሚያወቁት ባህላዊ ሙዚቀ ውስጥ አንዱን ይጥቀሱ?

ፑሽ አፕ ፑሽ አፕ የትኛውም ሰው በቀላሉ ሊሠራው የሚችል የሰውነት ጠቃሚ የሆነ የስፖርት አይነት ሲሆን ይህ ስፖርት እንደት ይሰራል? ለየተኛው አካል ክፍል ጡንቻስ ይጠቅማል?

ፑሻፕ የስፖርት ዓይነት ሲሆን ይህ የስፖርት ዓይነት በእጅ መዳፍ መሬትን በመያዝና በእግርት ጥፍር በሁለቱ ሌላውን የስውነት ክፍል በመሸከም የሚሰራ ስፖርት ነው። ይህ ስፖርት ለየተኛው የአካል ክፍል ጡንቻ ይጠቅማል?

ትምህርት ትምህርት አንደኛው የከፍተኛ ትምህር የከፍተኛ ትምህርት ስብሰባ በተለያዩ ዩኒቨርስቲዎች በሚባለው አይነት እርሶ በየትኛው ዩኒቨርስቲ ገብተው ተምረዋል?

ነጠላ ጫማ ነጠላ ጫማ የጫማ ዓይነቶች ሲሆኑ እነዚህ ጫማዎች በቀላሉ በሙቀት ሰዓት እና እንደዚህ በቤት ውስጥ ሻዋር ስንወስድ የምንለብሳቸው የጫማ አይነቶች ናቸው። እነዚህ ጫማዎች ከምን ይሠራሉ?

ወሃ ውሃ አንዱ በተፈጥሮ የተገኘ መጠጥ ሲሆን ማንም ሊያዘጋጀው የማይችን ፈጣሪ በተፈጥሮ ያያዘጋጀው ለሰግዞች አስፈላጊ ለንሳልም የጠዋጥም አስፈላጊ የሆነ መጠጥ ሆን ውሃ የምንና የምን ውህድ ነው፡፡ በኬሚስትሪው..........

የትምህት ዜና ከትምህርት የሚኒስትሩ በርታተ የሆኑ ትንተናዎች የሚቀበበት ዜና ሲሆን የዚህ ዜና ጥቅም ምንድን ነው?

ግመል ግመል የቤት የእንስሳት ስትሆን ይቺ እንስሳት በበረሃማ አካባቢ በብዛት ውሃ ጠጥታለር ጅም ጊዜ የመቆየት ቅም ስላላት በበረሃማ አካባቢ ለመጓጓ የሆነት የሚታገለግኑ አንድ ጊዜ ዋታ ለስምትቃን ትቆያለች?